ተፈጥሮና አካባቢ፦ ለምሳሌ ደናኪል፦ ደናኪል በአፋር ክልል ዉስጥ የሚገኝ ከስምጥ ሸለቆ አንዱ ቦታ ላያ የምናገኘው እጅግ አስደናቂና ለማየት እና የሚያስደስት ተፈጥሮ ቦታ ነው።

ታዋቂ መሪዎች እና አባቶች ሻለቃ ኃይሌ ገብረሥላሴ:- ሻለቃ ኃይሌ ገብረሥላሴ በኢትዮጵያ እጅግ ከሚወደዱ ሯጮች መካከል ሲሆን በቢዝነሱም ዘርፍ እጅግ በጣም ተወዳጅ እና ታዋቂ መሪ ነዉ።

ጉዞ ቱሪዝም እና ስደት ። የጥያ ትክል ድንጋይ የጥያ ትክል ድንጋዮች በኢትዮጵያ ውስጥ እጅግ የቱሪስት መስህብ ተብለው ከሚጠሩ የተለያዩ ቦታዎች አንዱ ሲሆን እጅግ ሚያስደስቱ እና ለማያት ሚያጓጉ ቦታዎች ናቸው ።

ባንዲራ እና መለያ የኢትዮጵያ ባንዲራ :የኢትዮጵያ ባንዲራ አረንጕዴ ቢጫ እንዲሁም በመሃሉ ሰማያዊ እንዲሁም ኮከብ ያለው የሚያኮራ የሚያስደስት የባንዲራ አይነት ሲሆን መለያችንም ነው::

መሰረተ ልማት። መንገድ ሁለት የተለያዩ ከተሞችን ሊያገናኝልን የሚችል እነዚህ የተለያዩ ከተሞች ውስጥ የሚኖሩ ሰዎችም ስለተገናኙ እጅግ ደስተኛ ሊሆኑበት የሚችል የመሰረተ ልማት ክፍል ነው።

ጌጣጌጥ የአንገት ሀብል:- የአንገት ሀብል ከወርቅ፣ ከብር ወይም ከመዳብ ሊሰራ የሚችል እና አንገት ላይ የሚደረግ የጌጣጌጥ አይነት ሲሆን በአብዛኛዉ በሴቶች እና ወንዶች ልናየዉ የምንችል የየጌጥ አይነት ነዉ።

ተፈጥሮ እና አካባቢ:-በረሃ:-በረሃ በኢትዮጵያ በተለያዩ ቦታዎች ላይ ልናገኘው የምንችለው በጣም ለመኖር አስቸጋሪ እንድሁም በጣም አዳጋች የሆነ ሙቀትና ምንም አይነት ዕፅዋት የማይታይበት የተፈጥሮ አካባቢ ነው።

ማበረሰብና ቤተሰብ፦ የሶማሌ ማበረሰብ ፦የሶማሌ ማበረሰብ በኢትዮጵያ በምስራቅ በኩል ከሚገኙ ማህበረሰቦች ውስጥ አንዱ ሲሆን እጅግ ሰፊ ቦታ ላይ የሚገኝና እጅግ የሚያምር ባህል ያላቸው የማህበረሰብ ክፍሎች ናቸው።

ትምህርት ፦ ስፖርት ፦ስፖርት ቀደም ብሎ ከልጅነት ጀምሮ የምንማረው እጅግ የሚያዝናና እና የሚያስደስት እየተማርንም ፣ እየተዝናናንም ቁም ነገር የምንጨብጥበት የትምህርት ዘርፍ ነው ።

ትምህርት ያስኳላ ትምህርት ፡-ያስኳላ ትምህርት አቡነ አሁን ዘመናዊ ትምህርት ተብሎ የሚጠራና ቤተ-ክርስቲያን ከምታስተምረው የቄስ ትምህርት የተለየ በዘመናዊ ትምህርት ቤቶች የሚሰጥ የትምህርት አይነት ነው።

ምግብ ። ሽሮ ወጥ ፡ ሽሮ ወጥ ከጓያ ወይም ከአተር የሚሰራ በኢትዮጵያ በአብዛኛው ቦታ ላይ የምንመገበው እጅግ ሚጣፍጥ ደስ የሚያሰኝ የምግብ አይነት ነው ።

አትክልትና ፍራፍሬ የሀበሻ ጐመን የሀበሻ ጎመን በኢትዮጵያ ከሚወደዱና ሰው ለመብላት መርጦና መርጦ እጅግ ደስተኛ ሁኖ ሊመገባቸውን የሚችሉ ምግብ የአትክልት አይነቶች ውስጥ የሚመደብ አትክልት ነው።

እጽዋት፦ ዋርካ፦ ዋርካ ዛፍ በአብዛኛው የኢትዮጵያ ክልሎች የሚገኝ እጅግ ሰፌና ትልቅ የሆነ፣ እድሜ ጠገብ የሆነ፣ ሲያዩት የሚያምር ፣ እና የሚያስደስት የእጽዋት እይነት ነው።

መጓጓዣና ተሽከርካሪዎች፦ ሳይክል፦ ሳይክል በተለይ በባህር ዳር ከተማ እጅግ የሚዘወትር ፣ አብዛኛውም ሰው ለመንቀሳቀስ የሚመርጠው እጅግ የሚያዝናና ፣ ደስም የሚል የመጓጓዣ አይነት ነው ።

ንግድ እና ግብይት የጅምላ ንግድ፤ የጅምላ ንግድ ለችርቻሮ ሻጮች የሚሰጥ እጅግ በጣም ብዙ እና አንድ አይነት የሆኑ የእቃ ወይም ምርቶችን በአንድ ላይ የመሸጥ ሂደት ሲሆን እጅግ አትራፊክ ከሚባሉ የንግድና ግብይት ዘርፎች አንዱ ነው።

ፖለቲካ አለም አቀፍ ፖለቲካ እጅግ ውጥረት የበዛበት ጭንቀት የሚተዋለበትና ሁለትና ሦስት በላይ ሀገሮች ሽኩቻ የሚገቡበት የከባድ አለም ሁሉ የሚያሳተፍ የፖለቲካ አይነት ነው።

ማሸኖች የቡና መፍጫ ማሽን የቡና መፍጫ ማሽን ቡና ወቀጣን ያስቀረ እጅግ ፈጣን የሆነ በኤሌክትሪክ የሚሠራ ቡናን ለመፍጨት የሚያገለግል የማሽን ዓይነት ነው።

ንግድ የኢኮኖሚ እድገት ዋና አንቀሳቃሽ ሲሆን የስራ ዕድል በመፍጠርና የኑሮ ደረጃን በማሻሻል አስተዋጽኦ ያደርጋል።

የሱፐር ማርኬት ምርቶች ። ዱቄት ወተት ፡ ዱቄት ወተት በተለያዩ የሱፐር ማርኬቶች ውስጥ የምናገኘው ምርት ሲሆን ጥራቱም እጅግ በጣም ሚያስደስት እና ከአንድ ቦታ አንድ ቦታ ሊለያይ ቢችልም አብዛኛው ቦታ ተመሳሳይ የሆነ ጥራት ደረጃ የምናገኘው የሱፐር ማርኬት ምርት ነው ።

ጫማዎች አንበሳ ጫማ በአብዛኛው የኢትዮጵያ ትልልቅ ሰዎች የሚዘወተር እጅግ የሚያምር እና ትልቅ ምቾት ያለው የሚያስደስት ከቆዳ የሚሠራው የጫማ ዓይነት ነው።

ማህበራዊ ሚዲያ ፌስ ቡክ እጅግ በጣም ብዙ ተጠቃሚ ያለው አብዛኛው ተጠቃሚ የሚወደድ፣ ደስ የሚል በአብዛኛው ጊዜ የተለያዩ ማህበራዊ ጉዳዮቻችንን የምንወያይበት የማህበራዊ ሚዲያ ነው።

ልዩ ልዩ መሳሪያዎች መሮ መሮ አፌሮ ወይም ከብረት የተሰራ እጅግ በጣም ጠንካራ ነገሮችን ለመንደር ወይም ለመብሳት የምንጠቀምበት ከመዶሻ ጋር በአብዛኛው ጊዜ አብረው ጉልጋሎት ላይ የሚሆኑ በልዩ ልዩ መሳሪያ ነው ::

የቤት እንሰሳት እና የዱር እንሰሳት፦ ጅብ፦ ጅብ በጣም አስፈሪ የሆነ እና ስጋ የሚመገብ የኋላ እግሩ አጠር ያለ እና ጥቁር የሆነ እንሰሳ ነው።

የቤትና የቢሮ እቃዎች ጠረጴዛ ጠረጴዛ የተለያዩ ዕቃዎችን እቃዎችን ለማስቀመጥ የምንገለግልበት ከጣውላ ወይም ከብረት የሚሰራ አራት እግር ያለው የቤት ወይም የቢሮ እቃ ነው::

ማስታወቂያ ክፍት ስራ ማስታወቂያ አንድ ድርጅት ወይም ተቋም የድርጅቱ ላይ ተጨማሪ ሠራተኞች በሚያስፈልጉበት ጊዜ ተጨማሪ ሰዎችን ለመቅጠር ሲያስብ የሚያወጣው ማስታወቂያ አይነት ነው።

ስፖርት የመረብ ኳስ የመረብ ኳስ በተለያዩ ሁለት ቡድኖች ተከፍሎ እጅግ የሚያስደስት፣ የሚያዝናና ትልቅ ፉክክር ያለበት የስፖርት ዓይነት ነው።

የቤትና የዱር እንስሳት አንበሳ አንበሳ በዱር ከሚኖሩ እንስሳቶች ውስጥ አንዱ ሲሆን ፤ እጅግ የሚያስፈራ ግርማ ሞገስ እንዲሁም የሚያስፈራ መልክ ያለው የዱር እንስሳ ነው።

ሀይማኖት ኢዳል ፈጥር በሙስሊም እምነት ተከታዮች የሚከበር የበዓል አይነት ሲሆን የረመዳን ፆም እንዳለቀ የሚደረግ የእምነት በዓል ነዉ።

ማስታወቂያ የአፋልጉኝ ማስታወቂያ የአፋልጉኝ ማስታወቂያ የሆነ ሰው ከቤተሰቦቹ ተነጠሎ ሲጠፋ የሚለጠፉ ወይም በቴሌቪዥን እና በሬድዮ የሚደረግ የማስታወቂያ አይነት ነው።

ንግድ እና ግብይት የበይነ መረብ ንግድ። የበይነ መርም ንግድ የተለያዩ ማህበራዊ ሚዲያዎች፣ በድህረ ገጾች በመጠቀም እጅግ ቀላል እና ቀልጣፋ የሆነ የንግድ አገልግሎትን የሚሰጥ ኑሮውን የሚያቀል እና ሰውን ኑሮ በመቅለሉ ምክንያት ደስተኛ ሊያደርግ የሚችል የንግድ እና የግብይት ዘርፍ ነው።

ጥበብና ባህል፤ የሸክላ ስራ፦ የሸክላ ስራ የሸክላ አፈርን በመጠቀም የተለያዩ የመገልገያ እቃዎችን የምሰራበት የጥበብ ዓይነት ሲሆን በኢትዮጵያም እንደ ድስት ጀበና የመሰሉ ዕቃዎችን እንሰራበታን

መጓጓዣዎችና ተሽከርካሪዎች ባጃጅ:- ባጃጅ ሦስት እግር ያላት ወይም ሦስት ጎማዎችን የምትጠቀም የመጓጓዣ ተሽከርካሪ ስትሆን በተለይ በባህርዳር እጅግ በብዛት የምትገኝ ከጨርቅ እና ከብረት የተሰራች መጓጓዣ ናት።

ማስጌጥ ማደስ፦ ማደስ ቤትን ከምናስውብባቸው ወይም ከምናስጌጥባቸው መንገዶች አንዱና ዋነኛው ሲሆን ያረጁ ቤቶችን መቀየር ያለበት ያለፈበት እቃዎች እንዲሁም ቤቱን ራሱ ያሉ ጉዳዮች ጉዳቶችን በመጠቀም እና በማስተካከል የምናስጌጥበት መንገድ ነው።

መጽሐፍት መጽሔትና ጋዜጦች ፍቅር እስከ መቃብር ፍቅር እስከ መቃብር ፦በሀድስ አለማየሁ ከተጻፉ እና ኢትዮጵያ ውስጥ አሉ ከሚባሉ እጅግ በጣም ትልቅ መጽሐፎች ውስጥ አንዱ የሆነ ረጅም ልቦለድ ታሪክ ያለው መጽሐፍ ነው።

ጸጉር ጋሜ ጋሜ በኢትዮጵያ ውስጥ የተለያዩ ቦታወች ላይ የሚደረግ የጸጉር አሰራር ሲሆን መሃል ላይ አብዛኛውን የጸጉር ፓርት በመላጨት እንዲሁም ዳርዳሩ ላይ በክብ ተደርጎ ጸጉር በመተው የሚሰራ ባህላዊ የጸጉር አሰራር ነው።

ትምህርት ፦ ሒሳብ ፦ ሒሳብ እጅግ አስቸጋሪና የሚያበሳጩ ተብለው ከሚታሰቡ የትምህርት ዘርፎች ውስጥ አንዱ ሲሆን ለገባው ሰው ግን እጅግ አስደሳች ፣ በፍጥነት ሊሰራ የሚችል እና በቀላሉ የሚገባ የትምህርት አይነት ነው ።

ለአማራ ብዙሃን መገናኛ ት እይንተ ዜና እየተካሄደ ያለ ዝርዝር ዘገባ የመኖሪያ ቤት ጥያቀን ለመመልሰ ወይም ደግሞ በ2017 በጀት አየመኖሪያ ቤት ጥያቀን ለመመልሰ ስራዎችን በሚል ርዕስ የዜና ትንታኔን የሚያሳይ ምስል።

ስነ ህንፃና ግንባታ የላሊበላ ውቅር አብያተ ክርስቲያናት የላሊበላ ውቅር አብያተ ክርስቲያናት እጅግ ድንቅና ለማየት የሚያስደስቱ 11 የኢትዮጵያ ኦርቶዶክስ ተዋህዶ ንብረትነት ያላቸው ኪነ ውጤቶች ናቸው ::

ስፖርት የምርኩዝ ዝላይ የምርኩዝ ዝላይ እረጅም የሆነ እንጨት መሰል ነገርን በመጠቀም ከፍታን የምንዘልበት እጅግ በጣም ከፍተኛ ውድድር ያለበት የህስፖርት አይነት ሲሆን በኢትዮጵያም እጅግ የሚወደድ የስፖርት ዘርፍ ነው።

ማስታወቂያ ። የክፍት ስራ ማስታወቂያ ፡ የክፍት ስራ ማስታወቂያ አንድ ድርጅት አዲስ ሰራተኛ ለመቅጠር ሲል የሚያወጣው የማስታወቂያ አይነት ሲሆን ለተቀጣሪው እጅግ በጣም ለስራ ፈላጊው እና ለተቀጣሪው እጅግ በጣም ደስ ሚያሰኝ የማስታወቂያ አይነት ነው ።

ቤት እና መኖሪያ ቤት ፦ የጋራ መኖሪያ ቤቶች ፦ የጋራ መኖሪያ ቤቶች እጅግ በጣም ብዙ ሰው በአንድ ቦታ ተሰብስቦ የሚኖርባቸው እንዲሁም አንዳንዴ እጅግ የሚያስጨንቁ ፣ የግል ኑሮን በጣም የሚጋፉ የመኖሪያ ቤት አይነቶች ናቸው ።

ጉዙ ቱሪዝም እና ስደት ህገ ወጥ ስደት፡ህገ ወጥ ስደት ከአንድ ሃገር ወደ ሌላ ሃገር ህገወጥ በሆነ መልኩ የምናደርገው የስደት ጉዞ ሲሆን፤ ይሄ ጉዞ እጅግ አሰቃቂ እና ብዙዎች የሚሞቱበት የጉዞ አይነት ነው።

መሠረታዊ አገልግሎት፦ ጤና ጣቢያ፦ ጤና ጣቢያ እጅግ ለታመሙ ችግር ውስጥ ለገቡ የተለያዩ የማህበረሰቡ ክፍሎች መፍትሔ ሊሆን የሚችል እጅግ ጠቃሚ እና እጅግ በጣም ደስ የሚያሰኝ የመሠረታዊ አገልግሎት ክፍል ነው።

የሱፐር ማርኬት ምርቶች የታሸጉ የህጻናት ምግብ ምግብ የታሸጉ የህጻናት ምግብ በተለያዩ ሱፐር ማርኬቶች የምናገኛቸው እና እጅግ ጣፋጭ እጅግ በጣም ብዙ ጠቀሜታ ያላቸው የምግብ አይነቶች ሲሆኑ ጥራታቸውንም የጠበቁ ናቸው።

የአየር ትንበያ ዜና የአየር ትንበያ ዜና ባለፉት ሁለት እና ሶስት ቀናት ዉስጥ በሃገራችንን የተለያየ አካባቢ ወይም በየቦታዎቹ የሚኖረውን የአየር ሁኔታ የሚተነበይበት የዜና ክፍል ነው።

ታዋቂ መሪዎች እና አባቶች አጼ ተዎድሮስ አጼ ተዎድሮስ ኢትዮጵያ ዉስጥ እጅግ ከሚታወቁ ከሚከበሩ እና ከሚወደዱ ንግስተ ነገስታት አንዱ ሲሆኑ እጅግ በጣም ብዙ ስራዎችን ለኢትዮጵያ የሰሩ ከጎንደር የተነሱ መንግስት መሪ ነበሩ።

ታዋቂ መሪዎችና አባቶች አጼ ሚኒሊክ አጼ ሚኒሊክ ከአድዋ ድላቸውም በላይ እጅግ በኢትዮጵያ የተከበሩ እንድሁም የታወቁ ከሚባሉ መሪዎች ውስጥ አንዱ የሆኑ ንጉሠነገሥት ናቸው።

ማኀበረሰብና ቤተሰብ የጋሞ ጎፋ ማህበረሰብ፦ የጋሞ ጎፋ ማህበረሰብ በደቡብ ህዝቦችና ብሔረሰቦች ክልል የሚገኝና እጅግ በጣም ደስ የሚል ባህል ያላቸው የማህበረሰብ ክፍሎች ሲሆኑ ከጥንት ጀምረው ያሉና ትልቅ ረጅም ታሪክ ያላቸው የማህበረሰብ ክፍሎች ናቸው።

አትክልትና ፍራፍሬዎች ማንጎ:- ማንጎ እጅግ ጣፋጭ እና ለመብላት የሚያስደስቱ ፍራፍሬዎች ዉስጥ የሚመደብ ላዩ ሲበስል ቢጫ አልያ አረንጓዴ የሆነ የፍራፍሬ አይነት ነዉ።

ተፈጥሮና አካባቢ ፦ ዳናኪል ፦ ዳናኪል በአፋር አካባቢ በስምጥ ሸለቆ ውስጥ የሚገኝ ሙቅ የሆነ እሳተ ጎሞራ ሲሆን እጅግ የሚያምር በተፈጥሮ የተገኘ አካባቢያችን ላይ ልናየው የምንችል የተፈጥሮ ገጸ በረከት ነው ።

ጥበብ እና ባህል የሽመና ስራ የሽመና ስራ የተለያዩ በኢትዮጵያ እጅግ የሚወደዱ የባህል ልብሶችን የሚሰራልን ጥበብ የተሞላ ግለሰቦች ሲሆን በአብዛኛው የገጠር ማህበረሰብ እንዲሁም በከተማም የሚወደድ የጥበብ ዘርፍ ነው።

ፖለቲካ የምስራቅ አፍሪካ ፖለቲካ፦ በአብዛኛው እጅግ የሚያበሳጭ እጅግ ብዙ ሽኩቻወች ያሉበት ወደ ጦርነት እና ጠብ ለማምራት ቅርብ የሆነ የፖለቲካ ዘርፍ ነው።

ፀጉር ቁንጮ ቁንጮ ለማየት የሚያዝናና በአብዛኛው ህጻናት የሚያደርጉት አብዛኛውን የራስ ክፍላቸውም በመላጨት እንዲሁም ከፊት ግንባራቸው አካባቢ ትንሽ ፀጉር በመተው የሚሰራ የፀጉር አሠራር ነው።

ባህላዊ ህክምና ወጌሻ፡-ወጌሻ በኢትዮጵያ ጥንት ጀምሮ የነበረ እጅ ወይም እግር ላይ ስብራት፣ ውልቃት እና የመሳሰሉት አደጋዎች ሲደርሱ ሲያክሙ የነበሩ ባህላዊ ሀኪሞች ሲሆኑ እጅግ በጣም ለረዥም ጊዜ ደስተኛ ደንበኞች እንዳሏቸውም ይታወቃል ።

የቤትና የዱር እንሰሳት አንበሳ እጅግ አስፈሪ ከሆነ የዱር እንሰሳዎች ውስጥ ሲሆን የጫካው ንጉስ የሚል ቅፅል ስምም አለው። ስጋ በይ እንደሆነም ይታወቃል።

እነዚህ ከአልኮል ነጻ የሆኑ የለስላሳ መጠጦች ሲሆኑ የሚሪንዳ አይነቶች ናቸዉ። በተለያየ አይነት ከለር ያላቸው በነጭ በቢጫ ቀለም የተደረጉ በጠርሙስ እና በፕላስቲክ መያዣ ያለ።

ማስጌጥ ማደስ እጅግ ደስታ የሚሰጥ ነው የተለያዩ የቤቶች ክፍሎች በማስተካከልና ቤቱን ለማሳመርና ወደ ነበረበት እንዲሁም ከነበረበት ላይ ለማስዋብ መሞከር ነው።

ባንድራና መለያ የአማራ ክልል ባንዲራ በቢጫ እንድሁም በቀይ እንድሁም መሀል ላይ ደግሞ በቢጫ ኮከብ ያሸበረቀው የአማራ ክልል ባንዲራ የማህበረሰቡ ባህል አኗኗር ወግ ይገልጻል ተብሎ ይታሰባል።

በኢትዮጵያ ኦርቶዶክስ ቤተ-ክርስቲያን የሚደረግ ስርዓተ ጸሎት ወይም ደግሞ የንግስ ጊዜ ሲሆን መእመናኑ ወደ ቤተ-ክርስቲያኑ ፊታቸውን በመዞር ጸሎት እያደረጉ የሚያሳይ ስነ-ስራአት ነው:

በአትክልት መሸጫ ውስጥ ያሉ የተለያዩ የሽንኩርት ፣ድንች፣ ካሮትና ቀይ ስር በየማዳበሪያው በየ አይነት በየ አይነቱ ተዘርግቶ የሚደረግ የግብይት አይነት ነው ።

በአማራ ክልል የሚገኘው የአማራ የመገናኛ ብዙሃን የዜና አገልግሎት ወይም የዜና ሙዳይ በአረንጓዴ አሻራ የሚል የዜና ትንታኔ የሚያቀርብበት ትዕይንት ነው። በዙ አትክልት የሚሰሩ ችግኝ የሚተክሉ ሰዎች አንድ ላይ ተሰባስበው ያሉበት ሁኔታ።

ይህ የእጽዋት አይነት ጤናዳም ይባላል። በየቤታችን ወይም ደግሞ በእርሻ ቦታዎች የሚገኝ ሲሆን ለመድሃኒትነት እንጠቀምበታለን። በተጨማሪም በአብዛኛው የኢትዮጵያ ማህበረሰብ የሚጠቀምበት በሻይ መልኩ ወይም ከሻይ ላይ በመጨመር ከቡና ላይ በመጨመር እንጠቀምበታለን።